የወንዶች ግርዛት እንደ ኤች አይ ቪ ኤዲስ መከላከያ ስለት ካልሆኑ በጤና ተቋማት ውስጥ የሚሰጥ ደህነነቱ የተጠበቀ የወንዶች ግርዛት አገልግሎቶችን የምግኘት ሲሆን የሰነ ወሲብ ጤና ላይ ተግባር አለው።

የፈሳሽ እና ውሃ አቅርቦት በስልጠና እና በዉድድር ጊዜ ድርቀትን እና ከእርጥበት እጥረት የሚመጡ በሽታዎችን ለመከላከል በቂ የሆነ ፈሳሽ ወይም ውሃ ማግኘት በጣም አስፈላጊ ነው። ይህም በስፖርት እንክብካቤ ላይ ከሚደረጉ ቅድመ ዝግጅቶች አንዱ ነው።

ትግትግ ሳንባ ሳል በባክቴሪያ የሚከሰት ከባድ እና ተደጋጋሚ የሆነ የሳል ምልክት ያለው በክትባት የሚከላከሉት በሽታ ሲሆን ይህም እግዲህ በብዙ ሰዎች ላይ የሚከሰት የሳቅ ዓይነይ ነው ።

የፋርማሲ ባለሙያዎች የመድኃኒት አቅርቦት ፣አሰጣጥ እና አቀራርብን የሚቆጣጠር ታካሚዎችን ስለ መድኃኒት የሚመክር ባለሙያ ነው። ይህም እንግዲህ የመድሀኒት ትዕዛዝ የሚሰጥ እና እንዴት መጠቀም እንዳለብን የሚነግረን ነው።

የቆዳ ሽፍታ በሽታዎች በፃናት ላይ በተደጋጋሚ የሚከሰቱ ችግሮችንና ኢንፌክሽኖችን ማከም በብዙ ቦታዎች ህክምና እየተሰጠ የሚገኝ ነው።

የፀረ ተህዋስያን ማሽን የህክምና መሳሪያዎችን በከፍተኛ ሙቀት እና ግፊት አማካኝነት ከባክቴሪያ እና ከቫይረስ በማፅዳት ለቀጣዩ አገልግሎት የሚዘጋጅ የህክምና አገልግሎቶች ውስጥ አንዱ ነው።

የህፃናት ሀኪም የህፃናት አኪም ከምንለው ካጨቅላነት እስከ እና እድሜ ያሉ ህጻናትን ጤና የሚከታተላ የሚያስፔሻሊስት ሲሆን እንግዲህ ከፍተኛ አስተዋኦ ያለው ነው

የጤና ፖሊሲ ፍቼ በመንግስትና በጤና ተቋማት የሚወሰን የጤና አጠባበቅን እና የህዝብን ጤና የሚመራ መርህ እና ድርጊት መርሆች ግብር ነው የመንግዴ በጤናው ዘርፍ ላይ ከፍተኛ አስተዋጾ

የጥርስ መፋቅ ሌሊት ጥቅሶቻችንና የራስ ምታት እንዲፈጠር ሊያደርግ ይችላል። ጥርሶቻችን በራሳቸው የሚፈጥሩት ችግር ሊሆን ስለሚችል አዳጋች ነው

የምግብ ደህንነት በሚገባ በትክክል እንዲጓጓዝ እንዲሆን በመቆጣጠር የምግብ መመሪያ ዘዴ መከላከል ለምሳሌቶች እና በመሰልበት ቦታዎች ላይ የምግብ ጤና የሚያረጋግጥ ነው

በፆታዊ ግንኙነት የሚተላለፉ በሽታዎችን መከላከል እንዴ ኤች አይቪ፣ ቂጢኝ እና ጨብጥ ያሉ በሽታዎችን ለመከላከል ለመመርመር እና ለማከም የሚደረግ ጥናት ሲሆን፤ ይህም የስነ ተዋልዶ ጤና ባለሙያዎች የሚያደርጉት ነው ።

የመገጣጠሚያዎች ጣቢያ የመገጣጠሚያ ህመሞች በአካል ብቃት እንቅስቃሴ በመድሃኒት እና በአመጋገብ በመቆጣጠር እንቅስቃሴ ማስጠበቅ የሚቻልበት ሁኔታ ያለ ሲሆን እንግዲህ የአዋቂዎች እንክብካቤ ነው።

የጤና ፍታዊነት ሰዎች በገንዘ፣ በጾታ ወይም በአገር ሳይለያዩ ለጤና አገልግሎ እኩል ተደራሽነት እንዲኖራቸው የሚደረግበት ሂደት ሲሆን ይህ የጤና ፍታዊነት ባለም አቀፍ ደረጃ ይሠራል

የነፍሳት መቆጣጠሪያ የነፍሳት መቆጣጠርያ የምን ለውን እንግዲህ በሽታል የሚያስተላልፉ ነፍሳትን ለምሳሌ የትንኞችን ዝንቦችን እናይቶችን በመጣጠር ወባን ሌሎ ሌሎችን በመጣጠር የስቄና ሁኔታውን መጣጠር ነው።

አተቃላይ የጭንቅት ሕመም የምንለው ለረጅም ጊዜ የሚቆይና ከቁጥትር ውጭ ሆነ ስለ ተለያዩ ነገሮች የማያቋደት ጭንቀትና ፍርሀት የሚታይበት ያምሮ ጤና ችግር ነው

ሳንባነ ቀርሳ በባክቴሪያ የሚከሰት ሲሆን በዋናነት ሳንባን ያጠቃል በሳንባን ማካኝነት ይተላለፋል ይህም እንግዲህ የሳንባ ችግርን የሚያስከትር እንዲሁም ደግሞ ሳንባሌይ የሚከሰት ተላላፊ በሽታ ነው፡፡

አለም አቀፉ የጤና ድንነት ያንድ አገር የጤና ችግርን የአለምን ጤና ሊጎዳ ስለሚችል እያንዳንዱ ሀገር ወረሺን ለማቆጣጥር በሕቂ አቅም እንዲኖረው በማገዝ በዓለም አቀፍ ደረጃ የሚሰራበት ነው።